ከእጽዋቶች መካከል ለምሳሌ ባህር ዛፍን መዉሰድ እንችላለን ባህር ዛፍ ለተለያዩ ነገሮች ይጠቅማል። ቤት ለመስራት፣ ለማገዶ፣ እንዲሁም አልፎ አልፎ ደግሞ ነጭ ባህር ዛፍ የሚባለው ቅጠሉ ለተለያዩ በሽታዎች እንደመሃኒትነት ያገለግላል።

በአገራችን ብዙ አይነት እልፍ አይላፋት የሆኑ ቅርሶች እና ቱሪዝሞች ሲኖሩ ለምሳሌ የበርሜል ጊዎርጊስ ፀበልን በማየት አስደናቂ እና ከሌሎች የፀበል አይነቶች ለየት ባለ መልኩ የሚወጣ የእንፋሎት አይነት ነዉ ልንለዉ እንችላለን።

ከጌጣጌጥ አይነቶች ለምሳሌ ጫማ ላይና ልብስ ላይ፣ ቲሸርት ላይ፣ ሱሪ ላይ እሚለጠፍ ብዙ አይነት ጌጦች አሉ። እነዛ ደግሞ ከሌላው ሰው ለየት ብለን እንድንታይና የተለየ ገጽታ እንዲኖረን ያደርጉናል።

ከምግብ ቤቶች መካከል ለምሳሌ በርገር የሚሰሩትን ማየት እንችላለን በርገር የሚሰሩት ሽሮ አይሰሩም ። ምክንያቱም ስራቸው አይድለም ስለዚህ የበርገር እና ሽሮ መለያየት ለህብረተሰቡ የተለያዩ ምግቦችን ከተለያዩ ቦታዎች እንዲበሉ ይጠቅማል ።

ለምሳሌ ጥበብንና ባህልን በምንወስድበት ጊዜ የአዉራምባ ማህበረሰብን መውሰድ እንችላለን ። አውራምባዎች ከሌሎች የኢትዮጵያ ህዝብ የሚለዩት ወንዶች እንደ ሴቶች ጥጥ ይፈትላሉ ፣ ሴቶችም ያርሳሉ ። እናም በዚህ ሁኔታ የስራ እኩልነትን በሀገሪቱ ላይ እንፀባርቀዋል ።

በግብርናው አለም የሚሠሩ ስራዎች ሲኖሩ ለምሳሌ አንድ ገበሬ የመስኖ ውሃን ተጠቅሞ ወይም የክረምት የዝናብን ተጠቅሞ ሽንኩርት ሊያለማ ይችላል ያን ሽንኩርት ሽጦ ደሞ ቤተሰቡን ሊያስተዳደር ይችላል። የተለያዩ ነገሮችን በብሩ ያሟላል እና ይጠቅመዋል። ለእሱ

ከቤት እቃዎች መካከል ለምሳሌ መጋረጃን መውሰድ እንችላለን ፤ ውበትን በመጨመር ከቤት ውስጥ ምን አይነት እቃ እንዳለ ባለማሳየት ሊያገለግል ይችላል። እንደ ውበት መጨመርያም በመገልገል ቤታችንን ማሳመር እንችላለን።

ከመጓጓዣ ተሽከርካሪዎች መካክለ ለምሳል ባጃጅ መዉሰድ እንቻላለን። ባጃጅ እንደባስ እና እንደሌሎች መኪናዎች ብዙ ሰው ባትይዝም ቅርብ ቦታ ለሆነ ና ሁለት እስከ አራት ለሆነ በፍጥነት ታደርሳለች።

ከመሠረተ ልማት ስራዎች ውስጥ ምሳሌ የቧንቧ ውሃን መውሰድ እንችላለን። በገጠራማ ቦታዎች የመንግስታት ድርጅት ባልሆኑ እና በመንግስት ህብረተሰቡን ተጠቃሚ ለማድረግ ከከርሰ ምድር ውስጥ ውሃን በማፍለቅ የህብረተሰቡ እንዲጠቅም አድርገው ቧንቧን ይሰራሉ።

ብዙ አይነት ጸጉር ሲኖር ለምሳል በተፈጥሮ ያላሰለሰ ወይም ያልከረደደ ጸጉር አለ። ያ ማለት እንደየክልላችን ፣ እንደየማህበረሰባችን እና እንዳየባህላችን የጸግራቹን አይነትም የተለያየ ነው።

ከህግ አስከባሪዎች መካከል ለምሳሌ ሚኒሻዎችን መዉሰድ እንችላለን። ሚንሻዎች ከፖሊስና ከፌደራል ፖሊስ ጋር በመቀናጀት አንድ በመሆን ለጋራ ለህበረተሰቡ ሠላም ሲባል በየሰፈሩ ሚኒሻዎች ይመለመላሉ እና ይበልጥ ሰላም እንዲጠበቅ ጥንካሬ ይፈጥራሉ።

ለምሳሌ ማስጌጥ ስንል አንድ አስፓልት ከሰራን በኋላ ከመሃል ላይ እጽዋቶችን እና ዘንባባዎችን እንተክላለን። ይህ ማለት ለተመልካጭ እንዲስብና ከተማን እንድያምር ለዉበት ነው።

ከአትክልትና ፍራፍሬዎች መካከል ለምሳሌ ቆስጣን መውሰድ እንችላለን ቆስጣ ከቲማቲም ጋር ጎረድ ጎረድ አርገን ቅጠሉን በመክተፍ እንመገበዋለን ለአፋችንም ቀላል በመሆኑ ለጤንነትም አሪፍ ነው የፕሮቲን መጠኑም ከፍተኛ በመሆኑ ለሰው ልጆች አስፈላጊ ነው።

ከምግብ ዓይነቶች መካከል ለምሳሌ እሮስቶን መውሰድ እንችላለን። የዶሮውም የተለያዩ እንስሳቶቹ ከሙሉ አካላታቸው ተሠርተው ለአንድም ከአንድ በላይም ለሆኑም ሰዎች በሙሉ ክብራቸው ይቅርባሉ እና ለህብረተሰቡ ጠቃሚ ናቸው።

ጉዞ፣ ቶሪዝም እና ስደት በሚለው መካከል ላይ ለምሳሌ፦ ወደ ጣራ ገዳም የሚገኝ የቅዱስ እንድርያስ ገዳም ዋሻ መሄድ እንችላለን እና በዉስጡ የተለያዩ ክፍሎች ተከፋፍለው ሰው የሚገለገልበት ከአለት የተሰራ ቤተክርስቲያን አለ።

ታዋቂ መሪዎች ከምንላቸው ለምሳሌ ክርስቲያን ታደለን መውሰድ እንችላለን። ክርስቲያን ታደለን የህዝብ ተወካዮች ምክር ቤት ዋና ሰብሳቢ ሲሆን በብዙ ስራዎቹ ይታወቃል እና ኅብረተሰቡን በሰላማዊ መንገድ እና በጤንነት ለመምራት ቀን ተሌት እየሰራ ይገኛል ።

ከቤት እቃዎች መካከል ለምሳሌ ሙገጫ መውሰድ እንችላለን ።ሙቀጫ እህልን ለመውገጥ ወይም ቡናንም ለመውገጥ ይጠቅመናልና ከእንጨትም ከብረትም ሊሰራ ይችላል እንደየፍላጎቱ ሰው ሊጠቀሙበት ይችላል።

ከህግ አስከባሪዎች መካከል ለምሳሌ ኮማንዶዎችን መውሰድ እንችላለን ።ኮማንዶዎች ማለት በስፖርት ኃይል በደንብ የሰለጠኑ በደንብ መተጣጥፍና መሮጥ እንዲሁም መገለባበጥ የሚችሉ ሲሆን ለፈጣን እና ለአጭር ጊዜ የጦር ስልት እንጠቀምባቸዋለን።

በንግድ እና ግብይት መካከል ምሳሌ አንድ ሰው የሱቅ አከፋፋይ በሚሆንበት ጊዜ ከሌሎች በተሻለ መልኩ ብዙ እቃዎችን በመያዝ ለአንስተኛ ሱቆች በብዛት እና በአይነት ያከፋፍላል።

መኖሪያ ቤት ለምሳሌ ህንፃዎችን መውሰድ እንችላለን። በጠባብ መሬት ብዙ ህንፃዎችን እንግዲህ በመደርደር ቦታና ጊዜን ይጥባል ።እነዚህም የአንዱ ህንፃዎች አሰራር ከአንዱ መለያየቱ ምን ጥቅም ሊኖረው ይችላል?

ለምሳሌ አንድ አስፓልት ከተሠራ በኋላ መጨረሻ ላይ በነጫጭ ቀለሞች የዜብራ መንገድ ፣የሰወች ማለፍያና ለመኪኖችም ለተለያየ አገልግሎት ይሰመራል ያ መስመር ከዜብራነቱ ባሻገር ለአስፋልቱ ውበትን ይፈጥራል።

የሰው ልጅ የትምህርት ዕድገቱ እንግዲህ እስከዚህ ነው የሚባል ባይሆንም በትምህርት ደረጃ ግን በማዕረግ እስከ ፕሮፌሰር ለምሳሌ በኢትዮጵያ ደረጃ እስከ ፕሮፌሰር ይሰጣልና እስከ ፕሮፌሰር መሰጠቱ ደግሞ ከ ዶክትሬትና ከማስተር የተሻለ እውቀት እንዲያገኝ ይረዳዋል ።

ግብርና በተለያየ መንገድ የሚዘራ ሲሆን ለመሳሌ በመስመር ላየ በመስመር የሚዘሩ እህሎችን በምናይበት ጊዜ በቆሎን ብንወስድ በቆሎ በባዶ ከመዘራት ይልቅ በመስመር መዘራቱ ወጭ ከመቆጠብ አንጻር ምርታማነቱንም እንዲጨምር ያደርጋል።

የመጠጥ አይነቶች መካከል ለምሳሌ የወይን መጠጥን ብንወስድ ልክ እንደ ቢራ መጠጥ የአልኮል መጠኑ ከፍተኛ ሆኖየአልኮል መጠኑ ከፍተኛ ሆኖ

ከማሽኖች መካከል ለምሳሌ፡- የጣውላ መስሪያ ማሸኖችን ማየት እንችላለን ፤ የተለያዩ ጣውላዎችን፥ እንጨቶችን መቁረጫና ማለስለሻ ማሸኖች አሉና እንደየጥቅማቸውና እንደየስራቸው ስራውን ባህሪፉ እና በፍጥነት እንዲቀላጠፍ ያደርጉልናል።

ፖለቲካ ለአንድ ሀገር ዕድገት እና መሰረት ሲሆን ለምሳሌ የብልፅግናን ገዢው ፓርቲ መውሰድ እንችላለን ። ራሱን የቻለ ህግ እና መመሪያ ያለው ከሌሎች የሚለይበት የራሱ የሆነ ባህሪ አለው ።

ጥበብና ባህል በምናይበት ጊዜ ለምሳሌ የጎንደር ቀሚስ አሰራር በምን አይበት ጊዜ የበመስቀል ቅርጽ የተለያዩ አይነት ቅርጾችና ቀለሞችን የያዘ ጥለቶችን እናቶቻችን ይሰራሉ እና ያ ጥበብ ደግሞ ለእይታ ማራኪ እንዲሆን ያደርገዋል::

ስራ ብዙ አይነት ስራ ሲሆን ለምሳሌ የመንፈሳዊ ስራ አለ በቤተክርስቲያን ያለ ገንዘብ በገንዘብም ሰው ለነፍሱ ሲል የጽድቅ ስራ አለና ይህ ደግሞ የመጨረሻውን ዘመኑን በማሰብ መንግስተ ሰማያት እገባለሁ በሚል እሳቤ መንፈሳዊ ስራ ይሰራል።

ተፈጥሮ እና አካባቢዋን በምናጠናበት ጊዜ ለምሳሌ በባህር ዳር ዙሪያ የምናገኛቸው ጣና እና አባይ በአንድ ላይ እየሔዱ ውኃው ግን የጣና እና የውኋው ተለይቶ ይሔዳል። እናም ይኸ እራሱን የቻለ እንደታምር ሊቆጠር የሚችል የተፈጥሮ ማድነቂያ ሁኔታ ነው።

ከመጓጓዣና ተሽከርካሪወች መካክል ለምሳሌ ባቡርን መውሰድ እንችላለን። ባቡር ብዙ ኪሎሜትርን በመሄድና ብዙ እቃወችና ሰወችን ባንደ ጭኖ በመምጣት ብዙ ነገሮችን ባንደ የመያዝ አቅሙ ከፍተኛ የሆነ ተሽከርካሪ ነው።

ስነ-ህንጻ እና ግንባታን በምናይበት ጊዜ ለምሳሌ በኢትዮጵያ ካሉ ቤተክስቲያን መካክለ ብዙም አይመሳሰሉም። አንዱን ከአንዱ ግንበኞች የተለያዩ ናቸው።

ከምግብ ቤት መካከል ለምሳሌ ቁርስ ቤት አንስተን መውሰድ እንችላለን። የዳቦ በመሸጥ የሚተዳደሩ ብዙ እህቶችና እናቶች አሉና ያን ዳቦ በመሸጥ እለት ከእለት ህይወታቸውን ይመራሉ ማለት ነው።

የሃይማኖት አይነቶች ብዙ ሲሆኑ ለምሳሌ እንደ ሙስሊም ሊመስል ያለ ግን አይደለም የተለየ የራሱ የሆነ ባህሪ ያለሁ የውሀ ብይ የሚባሉት አሉ ። እነሱም ልክ እንደ ሙስሊም አይነት ሁነው ግን በአለባበስ ደረጃ እንኳን ከሙስሊሞች ለየት ያሉ እስከ ፊታቸው ድረስ የሚለብሱ የእምነት ተከታዮች ናቸው ።

ከምግብ አይነቶች ለምሳሌ ሽሮን መውሰድ እንችላለን ። ሽሮ ከተለያዩ ቅመማ ቅመሞች እና ከተለያዩ የጥራጥሬ አይነቶች ትሰራለች ። እናም ለህብረተሰቡ አስፈላጊ ነው ምክንያቱም በቀላሉ ማግኘት ስለምንችል ።

ማስታወቂያ ሰወችን ለመርዳትም ሊወጣ ይችላል። ለምሳሌ፦ አንድ ታዋቂ ግለሰብ ወይም የቱም ሰው በጠና ታሞ ያ ሰው ብር የማያገኝ ከሆነ ለዚያ ሰው ብር ለማሰባሰብ ሲባል ማስታወቂያ በቲክቶክም፣ በፌስቡክም፣ ነቴሌግራም፣ በዩትዩብ በተለያዩ መንገዶች ሊወጣ ይችላል።

ባህል በምናይበት ጊዜ ለምሳሌ የጎንደር ባህል በምናይበት ጊዜ የራሱ አመጋገብ ባህል አለ። ለምሳሌ የጎንደሬ አመጋገብ ባህል ከጋምቤላ፣ ከቤኒሻንጉል፣ ከኦሮሞ ጋር ሊመሳሰል ይችላል እና ይህ ሁሉ የሀገራችው የየራሳቸው መገለጫ ነው።

ለምሳሌ እኛ ባለንበት ሁኔታ ባለንበት ደረጃ ተማሪ ነንና እንደ ስራ ቆጥረን እየወሰድን ያለነው መማርን ነው ።መማር ማለት ብዙ ነገሮችን ማወቅ ሲሆን ወተን ምንሰራበትን እድል ለማመቻቸት መማር አለብን።

ጉዞ ቱሪዝም እና ስደትን በምናይበት ጊዜ ለምሳሌ ሰዎች ከኢትዮጵያ ወደ ተለያዩ የዓለማችን ሃገራት በህገወጥም ሆነ በህጋዊ መንሄድ ይሄዳሉ ይህም ማለት ደግሞ ሃገራቸውን ጠልተው ምናምን ሳይሆን ሕይወትን ለማሸነፍ እና የተሻለ ሕይወት ለመኖር ነው::

ከመፅሀፍቶች መካከል የቁራን መፅሀፍን መውሰድ እንችላለን ።ቁርአን ሙስሊሞች ስለ ሀይማኖታቸው አጠቃላይ ይዘትና ማንነት ምን ይመስላል የሚለውን የሚወክል ሲሆን የእስልምና ተከታዮች በዘመናቸው የሰሯቸውን ስራዎች የሚዘግቡ ናቸው።

ጥበብና ባህልን በምናይበት ጊዜ ለምሳሌ፡-የጎንደርን ባህል ስናይ ወንዶች ነጭ በነጭ በሚለብሱበት ሰአት ከቲሸርታቸው ላይ አግድም ቀይ ክር ያደርጋሉ።

ከቤት እንስሳት መካከል ለምሳሌ ዉሻን መውሰድ እንችላለን። ዉሻ ቤትን በመጠበቅ ታማኝ ከሆኑ እንስሳትዎች ዉስጥ አንዱ ሲሆን ጠላት ሌትም ቀን...... ሌትም ሆነ ቀን ገብቶ እቃችንን እንዳይዎስድ፤ እንዳይበረብር ይከላከላል።

ከአትክልትና ፍራፍሬዎች መካከል ለምሳሌ:-አፕልን መውሰድ እንችላለን። የአፕል ፍራፍሬ እንዲሁ በቀላሉ እንደሌሎችን የሚገኝ ባይሆንም ጣፋጭና በጣም የፕሮቲን መጠኑ ከፍ ያለው ሲበሉትም ማእዛ ያለው። አስፈላጊ ነው

ንግድና ግብይት በምናይበት ጊዜ ለምሳሌ አንድ የጫማ ነጋዴ ቢኖር ከተለያዩ የአገሪቱ ክፍሎች የአገሪቱ ከተሞች ጫማውን በማምጣት ለማበረሰቡ ተደራሽ በማድረግ ለእርሱም ለማበረሰቡም ስራን ይሰራል።

ለምሳሌ በቱሪዝም ወይም በቱሪስትነት ለመጎብኘት በጣና ዙሪያ ከሚገኙ ገዳማት ውስጥ ጣና ቂርቆስ መጎብኘት እንችላለን። እና በጣና ቂርቆስ ውስጥ ብዙ አይነት ድንቃድንቅ ነገሮችን ጥንታዊ የብራና መጻፎችን እናገኛለን።

ታዋቂ መሪዎች ወይም አባቶች ከሆኑት መካከል ለምሳሌ ዶክተር አብይን መውሰድ እንችላለን። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር እና የሀገሪቱ ዋና ገዥ ነውና፤ ይህም ሀገሪቱን በሚገባ መልኩ ለመምራት ይሠራል።

ለምሳሌ ከጨማ አይነቶች ኮንጎ ጫማ መውሰድ እንችላለን በኢትዮጵያ የሚመረት ሲሆን ነጭ አረንጓዴ ሰማያዊ የተለያዩ ቀለም ያላቸው ኮንጎ ጫማ አይነቶችን ሀገራችን ታመርታለችና ከነጠላ ጫማ ባሻገር ይህን ማምረቷ ጠንካራና ለሰዎች ያስፈላጊ ስለሆነ ነው።

የተፈጥሮ እና አካባቢዋን በምናይበት ጊዜ ለምሳሌ በደቡብ ጎንደር አካባቢ የሚገኝ አንድ ጣራ ገዳም የሚባል ውስጡ ከሁለትና ከሦስት በላይ ገዳማት የያዘ እና የብዙ አራዊትና እንስሳት መኖሪያ ሲሆን፤ ብዙ ግዙፍ የሆኑ ዛፎችም አሉበት።

ግብርና ዘርፈብዙ ጠቀሜታ ሲኖረው ለምሳሌ በበረሃ አካባቢ ሰዎች ሰሊጥ ያመርታሉ። ያን ሰሊጥ ሽጠው ደግሞ በከፍተኛ ዋጋ ኑሯቸውን ይመራሉ። ባለሀብት ይሆናሉና ልክ እንደ በቆሎና እንደ ድንች እንደማዝመር ሁሉ ሰሊጥም የራሱ የሆነ የአመራረት ዘዴ አለው።

አርማዎች የራሳቸው የሆነ ምልክትና ትርጉም ሲኖራቸው የሱማሌ ክልል ባንዴራ ላይ የግመል አርማ ምስል ብናይ ሶማሌ ክልል ላይ ወይም አፋር ክልል ላይ ብዛት ግመል መገኘቱን ማወቅ እንችላለን።

ከመጠጦች መካከል ለምሳሌ አረቄን ብንወስድ አረቄ የአልኮል መጠኑ ከፍተኛ ነው:: እና ትንሽ እንደጠጣን አእምሯችን መቆጣጠር የሚችል ነው:: እና አረቄ ከተለያዩ ነገሮች ይዘጋጃል ከዳጉሳ ከበቆሎ እና ከተለያዩ የእህል አይነቶች::

አርማ ማለት አንድ ግለሰብ የሆነ ድርጂት እየመራ ለዚያ ድርጅት የሚሰጠው ውክልና ወይም ምልክት አለና ያ ምልክት ከሌሎች ድርጅቶች ጋር የተለየ ሁኖ ከእሱ በተሻለ ወይም እንደሱ አይነት ሰወች ብዙ እንዳይዙት የራሱ የሆነ የግሉ ማለት ነው።

ከዜና ማሰራጫ አውታሮች መካከል ለምሳሌ የአባይ ዜና ማሰራጫ አውታርን መውሰድ እንችላለን። በዚህ የዜና ማሰራጫ አውታር የተለያዩ ጠቃሚ ነገሮች መዝናኛዎች እና ቁም ነገር አዘል ነገሮችን እናገኛለን። እና ህብረተሰቡ እነዚህ ዜናዎችን በመስማት ስለ ሀገሪቱ መረጃ ማግኘት ይችላል።

ከሃይማኖቶች መካከል ለምሳሌ ቡዲዝም የሚባል በጣኦት የሚያመልክ የራሳቸው የሆነ ባሕልና እምነት ያላቸው በህንድ አገር የሚኖረው የሃይማኖት አምላኪዎች አሉና እነዚህ ሀይማኖቶች በራሳቸው።

ከዱር እንስሳቶች መካከል ለምሳሌ አንበሳን መውሰድ እንችላለን። አንበሳ በጣም ግዙፍና በጫካ ንግስ የሆነ ነው እና ከሱ በላይ ማንም ጉልበት ያለው የለም። ሁሉን የሚገዛ እና ሁሉም የሚፈሩት ነው እና አንበሳ ልክ እንደ ጦጣ እና እንደ ዝንጆሮ ለምን ቅጠል ሊበላ አልቻለም? ወይም ፍራፍሬ ለምን አይበላም? ስጋ ብቻ ለምን በላ?

መሰረታዊ አገልግሎት የምንላቸው ለምሳሌ ውሀ፣ መንገድ፣ ጤና ጣቢያ ክሊኒኮች ናቸው። እና እነዚህ ደግሞ ለሕብረተሰቡ ትልቅ አስተዋጾ ስላላቸው ህብረተሰቡ ከመንግስት ጎን በመሆን ለጋራ ደህንነት ሲሰራ እርሱም መንግስትም ይጠቀማል።

ከአትክልትና ፍራፍሬ መካከል ማንጎን መዉሰድ እንችላለን ማንጎ ብቻውንም ይበላል ጁስም ሆኖ ያገለግላል እናም ከተለያዩ ነገሮች ጋር በመቀመም ጣፋጭ ነገሮች እንደ ምግብነት ያገለገለናል ና ማንጎ ከዘይታወን በተሻለ መልኩ ህብረተሰቡ የሚፈልገውን ጥቅም ቢሰጥ ይችላል ::

ማስታወቂያዎች ለምሳሌ በዩንቨርስቲ ደረጃ ብዙ ማስታወቂያዎች ይወጣሉ:: ተማሪዎች ሲጠሩ ሥራ ቅጥር ሲወጣ እና የተለያዩ መረጃዎችን ለማግኘት የየራሳቸው የዩንቨርስቲዎች የመረጃ ማሰራጫ አውታሩ እንዲሁም መታወቂያ ማውጫ አላቸው::

ማህበረሰብና ቤተሰብ በምናይበት ጊዜ የስልጤ ማኅበረሰብ መውሰድ እንችላለን። የስልጤ የማህበረሰብ ከአርጎባ፣ ከተለያዩ ከአማራ፤ እና ከሸዋ፥ ከደቡብ፣ ከኦሮሚያ ክልሎች የተለየ የራሱ የሆነ ባህልና እምነት ያለውም የማኅበረሰብ ዓይነት ነው።

ከፅህፈት መሳሪያዎች መካከል እስክፕሪቶን መውሰድ እንችላለን ።ለምሳሌ፡-ቢክ እስክፕሪቶ በውበትም በውፍረትም የተሻለ የመፃፍ ብቃት አለው ።

ከዜና ማሰራጫ ጣቢያዎች መካከል ወይም ዜናን ከምንመለከትባቸው ቲቪ ዘጠኝ የሚባል አለ:: እና እሱም የተለያዩ መረጃዎችን ከተለያዩ የሀገሪቱ ክፍሎች ከሀገር ዉስጥም ከሀገር ዉጭም በማሰባሰብ በህብረተሰቡ ተደራሽ እና ጊዜያዊ መረጃዎችን ያደርሰናል::

ከምግብ ቤቶች መካከል ለምሳሌ በያይነቱ የሚሸጡ አሉ የተለያየ አይነት ከአምስት እና ከስድስት በላይ ድንች ሽሮ አልጫ ጎመን ፓስታ በአትክልት ምናምን ዓይነቶች ከስጋ ውጪ እንዲሁ በየአይነት የሚሸጡ ለህብረተሰቡ ምን አይነት ጠቀሜታ ሊኖረው ይችላል?

ከመዋቢያዎች ወይም ከውበት መጠበቂያዎች መካከል ለምሳሌ ኩልን መውሰድ እንችላለን አብዛኛውን ጊዜ ሴቶች ቅንድባቸውን የሚቀቡ የሚኳሉት ነውና ሞር ተኳድርው ለመታየት የአይናቸው ቅንድብ ጸጉር እንዲመስል ለማመሳሰል ይጠቀሙታል።

መሰረታዊ አገልግሎቶች ማለት ለሰው ልጆች አስፈላጊ ከሆኑት መካከል አንዱ ሲሆን ለምሳሌ መኪናን መዉሰድ እንችላለን። መኪና ለሰው አስፈላጊ ነው። ምክንያቱም በእግሩ ብዙ ሰአት የሚፈጅበትን መኪና በተወሰነ ሰአት ዉስጥ ሊያደርሰን ስለሚችል ማለት ነው።

ብዙ አይነት የማስታወቂያ አይነቶች ሲይኖሩ ለምሳሌ የስራ ማስታወቂያ መመልከት እንችላለን። የስራ ማስታወቂያ ስዎች በሚጓዙበት እና ሰዎች በሚሰበሰቡበት አካባቢ ይለጠፉል እና ሰዎች በሚሰበሰቡበት አካባቢ መለጠፉ ለብረተሰቡ ምን አይነት ጠቀሜታ ሊኖረው ይችላል?

ልዩ ልዩ መሳሪያዎች ከምንላቸው ለምሳሌ፦ ጋሻን መውሰድ እንችላለን ጋሻ ድሮ አባቶቻችን ጣሊያንን ለመውጋት የተጠቀሙባቸው ጠላትን ለመከላከል።

ከሱፐር ማርኬት ምርቶች መካከል ለምሳሌ ለሰውነታችን ሽቶና ሻምቦ እድሁም የተለያዩ ነገሮች እንደሚያስፈልገን ቤታችንም ሃሪፍ ሽታና መዐዛ እንድኖረው የተለያዩ ሽታ ያላቸው ነገሮችን እንደ ሮዝ ኪለር ምናምን ዝንቦችና ትንኞችን የሚገሉ ነገሮችን እንገዛለን።

የፖለቲካ ፓርቲዎችና ፖለቲካ ተኮረ የሆኑ ነገሮችን ብዙ ሲሆኑ ለምሳሌ የአብን መውሰድ እንችላለን። በድሮ በደርግ ጊዜ የነበር የፖለቲካ ስርአት ነው እና ካሉት የራሱ የሆነ በነበረበት ዘመን የሰራቸው ብዙ ታሪኮች እና ሁኔታዎች ነበሩ።

ከመዝናኛና መናፈሻ ከምንላቸው ለምሳሌ ጎርጎራ መውሰድ እንችላለን ጎርጎራ በብዙ ቤቶችና ከጣና ዳር የተሰራ መዝናኛ ሲሆን የተለያዩ የሚበሉና የሚጠጡ ነገሮችንም ከዛ እናገኛለን ::

ከሙዚቃ መሳሪያዎች ባሻገር ዘመናዊ ሙዚቃዎችን በተለያዩ ዘመናዊ መሳሪያዎች ይጫወታሉ።

የፀጉር ዓይነቶች ብዙ ሲሆኑ ለምሳሌ:-የሴቶች የሚጠቀሙትን የሰው ሰራሽ ወይም አርቴፊሻል ፀጉር መውሰድ እንችላለን። ያን ፀጉር የሚጠቀሙት ለምንድነው ውበታቸውን ይበልጥ ለመጨመርና ከነበራቸው የፀጉር እስታይል በጣም ወጣ ብሎ ለመታየት ነው። እና ብዙ ጊዜ ውበታቸውን ይጨምርላቸዋል።

ተፈጥሮና አካባቢ በምናይበት ጊዜ ለምሳሌ ነጭ ሳር ብሔራዊ ፓርክ ብንወስድ በዛ ብሄራዊ ፓርክ ውስጥ የተለያዩ የብዙ የብዙሀን ህይወት መኖርያ በመሆን ያገለግላል ለህብረተሰቡ እንደ ገቢ ምንጭነት ያገለግላል።

ከመሰረተ ልማቶች መካከል ለምሳሌ ልክ እንደ ትምህርት ቤት መንግስት የኤሌክትሪክ ዝርጋታ ለህብረተሰቡ ተደራሽ ለማድረግ ረጅም ኤሌክትሪክ ዘርጋታዎችን በመዘርጋት ህብረተሰቡ እንዲጠቀም ያደርጋል።

የፀጉር አይነቶች ብዙ ሲሆኑ ለምሳሌ ላዛ ወይም ጠቆር ያለ ፀጉርም ቀይም ነጭም አለ:: እና ነጭ ፀጉር በተፈጥሮ የፈረንጆችን መውሰድ እንችላለን እና ፈረንጆች አብዛኛውን ፀጉራቸው ጊዜ ወደ ነጭ የቃጣ ነው እና ለምን አብዛኞቹ ጥቁር ሊሆን አልቻለም::

ለምሳሌ የጉራጌ ህዝብን ማህበረሰብን በምንጎበኝበት ጊዜ እንደ ቱሪዝም አድራጊ ናቸው:: በጣም ጠንካራ ማህበረሰብ ክፍል ናቸው:: በጠንካራ የስራ ባህል ይታወቃሉ እና የጉራጌ ማህበረሰብ አሪፍ ማህበረሰብ ነው::

ለምሳሌ ጉዞ ወደ አፋር ወደሚገኘው ኤርታሌ ገሞራ ጉብኝት መሄድ እንችላለን ያን በምናይበት ጊዜ ከአለማችን ካሉ የእሳተ ገሞራዎች እራሱን የቻለ ለየት ያለ ባህሪ ያለው የእሳተ ገሞራ አይነት እናያለን።

ከሱፐር ማርኬት ምርቶች ዉስጥ ሎሽን መጥቀስ እንችላለን ሰውነታችን ለማስዋብ እና ለማለስለስ ይጠቅመናል አብዛኞቻችን ገላችንን ታጥበን ከጨረስን በኋላ እንቀባለን፡፡

ከቤትና ከቢሮዎች መካከል ለምሳሌ ጠረጴዛ መውሰድ እንችላለን ጠረጴዛ ለምግብ መብያነትም ለዕቃ ማስቀመጫነትም የተለያዩ ስሎችን ለመሳል ለማንበብነትም እንጠቀምበታለን እና ብዙ ዘርፈ ጥቅማል አለው ::

ከፍስክ ምግቦች መካከል ለምሳሌ ስጋን መውሰድ እንችላለን። ስጋ ለሰውነታችን ፕሮቲን መጠኑ ከፍተኛ ስለሆነ ሽሮ ከመብላት የሰው ልጅ ስጋ ምናምን ቢበላ ለሰውነቱ አሪፍ ጥንካሬ ሊኖረው ይችላል።

ከትምህርት አይነቶች ለምሳሌ የቄስ ትምህርትን መውሰድ እንችላለን በቄስ ትምህርት ውስጥ ብዙ አይነት ዘርፈ ብዙ ቅኔወችና የግእዝ ትምህርቶች አሉ። እነዚህን በመማርም ስርአተ ቤተክርስቲያንን እንዲናውቅ ይረዳናል።

ከስራ አይነቶች መካከል ለምሳሌ ሰው ጉልበቱን ተጠቅሞ የቀን ስራ ይሰራል ። ጥዋት ሁለት ሰአት ገብቶ እስከ አስራ አንድ ሰዓት አካባቢ ሰርቶ የሆነ ገቢ ያገኛል ። እናም ህይወቱን ለመምራት መስራት እንዳለበት ።

ከመጠጥ አይነቶች ለምሳሌ ቢራ መጠጦችን ብይወስድ የቢራ አይነት ዳሽን ቢራ በአልኮል መጠናቸው ከፍተኛ ቢሆንም ብዙ ሰው የሚጠቀምበት ነው።

የጫማ አይነቶች ብዙ ሲሆኑ አንዳንዶቹ አጫጭር አሉ ከታች የሚቀሩ አንዳንዶቹ ደግሞ ከፍ ብለው እንለብሳቸዋልን ለምሳሌ መከላከያና ወታደሮች የሚለብሱት እስከላይ ነው ለመዘነጥና ደግሞ ለተለያዩ ስራዎች የምንለብሰው እጠር ያሉ ጫማዎች ነው ::

የቤት እና የቢሮ እቃዎች ከምንላቸው መካከል ለምሳሌ ቁምሳጥንን መውሰድ እንችላለን በቁም ሳጥን ዉስጥ ልብሳችንን በየደረጃው በየፈርጃው ልውማስቀመጥ ይጠቅመናል እና ብዙ ልብሶችንም ለመያዝ ያገለግለናል::

ከአትክልት እና ፍራፍሬዎች ዉስጥ ለምሳሌ ቲማቲምን መውሰድ ይቻላል ቲማቲም በሳት ሳይጠበስ ጎረድ ጎረድ አርገን በሳት ሰርተንም ከበርበሬ ጋር በሁለቱም መንገድ በመጠቀም ለምግብነት እናውለዋለን::

እንደ ፋሽን የምንቆጥሩው ለምሳሌ ሴቶችም ሆኑ ወንዶች በጥምቀት እና በበአላት ቀን አንድ አይነት ልብስ በማልበስ ከህብረተሰቡ ወጣ እና ለየት ብሎ የመታየት ሁኔታ ያን እንደ ፋሽን ልናየው እንችላለን ።

ለምሳሌ አርማ ስንል የአማራ ክልልን ባንዲራ ማሳየት እንችላለን ።ከሌሎች ክልሎች የተለየ አርማ አለው። እነዚህ ዘጠኝ ክልሎች የተለያየ ቀለም እንዲኖራቸው ተደርጎ የተሰራ ነው ።

ከአትክልት እና ፍራፍሬዎች መካከል ካሮትን መዉሰድ እንችላለን። ለምሳሌ ካሮት የተለያየ ጥቅም ሲኖረው ለአይን ጥራት እንዲሁም ለሰውነታችን አስፈላጊ ንጥረነገሮችን በመያዝ ጤናማ አካል እንዲኖረን ያደርጋል።

ከመሰረታዊ አገልግሎቶች መካከል ትምህርትን ማዬት እንችላለን። ትምህርት ቤቶች ሲገነቡ በመንግስት ይገነባሉና ህብረተሰቡን ተደራሽነት ለማድረግ የተማረ ሀይልን ለመጨመር ከጤና ጣቢያና ከመንገድ ዝርጋታ ባሻገር ትምህርት ቤቶችን መንግስት ይዘረጋል።

ከመዋቢያዎች መካከል ለምሳሌ ማበጠርያ መውሰድ እንችላለን። ማበጠሪያ ፀጉራችን ለማፍታታት እና ከነበረው የተለየ አይነት ቅርጽ ለማስያዝ እንጠቀምበታለን። እናም የተለያየ ቅርጽ እንዲኖረው ፀጉራችንን ያደርጋል።

ማስታወቂያዎች የሰው ልጅ እቃቸውን ለመሸጥ እና ከሰው በላይ ብዙ ምርታማነት ለመጨመር ሲሉ ማስታወቂያዎችን ይሰራሉ። እና አንዳቸው ከአንዳቸው በኢኮኖሚም ለማደግ ይጠቀሙበታል ይህንን ስልት።

በአለማችን ላይ ብዙ አይነት ሃይማኖት እና የአምልኮ አይነቶች ሲኖሩ፤ ለምሳሌ በኢትዮጵያ ዉስጥ ከሚገኙት ዉስጥ እና በስሩ ካሉት የኦሮሚያ ክልልን ወስደን የገዳ ስራትን በመጠቀም ገዳዎች የሚያመልኩበትን ሃይማኖት አይነት ማወቅ እንችላለን።

ኤለክትሮኒክስ ወይም ከኤለክትሪክ ነክ እቃወች መካከል ለምሳሌ ስፒከርን ወይም የድምጽ ማጉያውን መውሰድ እንችላለን እና ይሀን ማጉያውን መጠቀም ከስልካችን በተሻለ ሙዚቃም ሆነ የሆነ ነገር ለማዳመጥ ይረዳናል።

kemስታውቂያ አይነቶች መካከል ለምሳሌ ትምህርት ነክ የሆኑ ነገሮችን ትምህርት ሚኒስቴር ዩኒቨርስቲዎች እና በኢንቨስቲዎች በታች ያሉ መረጃዎችን ለተለያዩ ማህበረሰብ ክፍሎች ለማስራጨት ማስታወቂያ ያወጣልና በዛ ማስታወቂያ መሠረትማህበረሰብ ህብረተሰቡ የሚጠበቅበትን ያከናውናል።

ማህበረሰብ እና ቤተሰብን በምናይበት ጊዜ ለምሳሌ ሺናሻ ማህበረሰብ መውሰድ እንችላለን። እነዚህ ማህበረሰቦች የራሳቸው የሆነ እምነት ባህል አለባበስ እና አመጋገብ ያላቸው ሲሆን ከሌሎቹም የኢትዮጵያ ክፍሎች የተወሰነም ቢሆን የሚለዩባቸው ብዙ ባህሪያት አሉ።

ንግድ እና ግብይት ማለት ለምሳሌ አንድ ነጋዴ ቤት የሚሸጥ ደላላ ቢሆን ቤቱን በመሸጥ እና በመገበያየት በማትረፍ እና በማጣራት ሂደት ከሁለቱም ሰዎች ብር በማግኘት የተሻለ ኑሮ ለመኖር ልክ እንደ ንግድ ቆጥረው ፍቃድ አውጥተው ይሰራሉ ማለት ነው።

ንግድና ግብይትን በምናይበት ጊዜ ለምሳሌ ኮንትሮባንዶች አሉ ከተለያዩ ሀገራት በስርቆት መንገድ መሳሪያዎችን እና አደንዛዥ እፆችን እንዲሁም የተለያዩ ከሀገር ቤት የሌሉ ነገሮችን በድብቅ የሚያስገቡ በነጋዴዎች አማካኝነት ብዙ ነገር ወደ አገር ቤት የሚያስገቡ ማለት ነዉ።

ከማሽኖች መካከል ለምሳሌ የቡና መፍጫ ማሽኖችን መውሰድ እንችላለን። የቡና መፍጫ ማሽኖች ቡናን ብዙ ሀይል ሳንጠቀም ለመፍጨት እና ለፍጥነት ይጠቅመናል። እና በቡና ማሽን መወገጡ ወይም መፈጨት እና በኖርማል እንጨት መወገጡ ምን አይነት ልይነት ሊፈጥር ይችላል?

ኤሌክትሮኒክስና ኤሌክትሪክ ነክ መሳሪያዎች መካከል ኮምፒዩተር መውሰድ እንችላለን በኮምፒውተር ብዙ መረጃዎች ማግኘት እንችላለን እንዲሁም ከተለያዩ የሀገራችን ክፍሎች ስለ ኮምፒውተር ምንነትና አጠቃቀም የሰራቸውን ነገሮች ማየት እንችላለን!

ከምግብ ቤቶች መካከል ለምሳሌ የስጋ ምግብ ቤቶች ነው። ቁርጥና ቅቅል እንዲሁም ቀይ ወጥ የተለያዩ ሸክላ ጥብስ የሚባሉ የስጋ ይነቶችን የምንጠቀምባቸው ናቸውና ለህብረተሰቡ አስፈላጊ ከሆኑ ምግብ ቤቶች መካከል አንዱ ነው።

ከኤሌክትሮኒክስ መሳሪዎች መካከል ለምሳሌ ላፕቶፕን መውሰድ እንችላለን ። ላፕቶፕ ልክ እንደ ኮምፒውተር የራሱ የሆነ ስራ እና የአሰራር ሂደት ያለው ሰዎች ለተለያየ ስራ የሚጠቀሙበት የኤሌክትሮኒክስ መሳሪያ ነው ።

ንግድና ግብይትን በምንወስድበት ጊዜ ለምሳሌ አንድ የእህል ነጋዴ መዉሰድ እንችላለን። መጋዝኖችን ከፍቶ ብዙ የእህል አይነቶችን ከተለያዩ ሀገር እና ከገበሬዎች በመግዛት ለማህበረሰቡ ተደራሽ ያደርጋል። እና ብዙ አይነት እህል መያዙ ለምን አስፈለገ? አንድ አይነት ለምን አይሸጥም?

ጌጣጌጣ አብዛኛውን ጊዜ አሁን ለምሳሌ የኳስ ደጋፊዎች ከልብሳቸው ባሻገር ፊታቸውን የተለያዩ ቀለማት በመቀባት ድጋፋቸውን ይገልጻሉ እና ይሄ ማለት ለተቃራኒ ቡድኖች ጥላቻን መፍጠር ወይም ለቡድኑ ያላቸውን ተነሳሽነት ለማሳየት ይጠቅማል።

መዋቢያዎች ወይም ከዉበት መጠበቂያዎች መካከል የጥፍር ቀለምን መዉሰድ እንችላለን። ጥፍራችን በተፈጥሮ ስስ ከሆነ ለማጠንከር እና የተለያየ ቀለም እንዲኖረዉ ለማድረግ ቀለም እንጠቀማለን።